ይህ በምስሉ ላይ የምትመለከቱት በሰንሰለት ወደ ታች ታስሮ የተንጠለጠለ ደዉልን ያሳየናል. ይህ ደዉል ደግሞ የተለያየ ነገሮችን ለመጠራት የሚያገለግል ነው

ይህ በምስሉ ላይ የምታዩት የትምህርት ሚኒስትር ሎጎ ሲሆን ፤ በክብ መልክ ተቀምጦ በአማረኛ እና በእንግሊዝኛ ጹሁፎች አሉት እንዲሁም መሃከሉ ላይ የተገለጠ መጽሃፍን የሚያሳይ ሎጎ ነው።

ይህ በምስሉ ላይ የምትመለከቱት አምስት የሚደርሱ ሴት አንበሳዎች እንመለከታለን። እንግዲህ የሆነ በጋራ ያዩት የሆነ ነገር ኑሮ ወደሱ እሚሮጡ የሚመስሉ አንበሶች ናቸው

ይህ ምስሉ ላይ የምትመለከቱት የኢትዮጵያ ኦርቶዶክስ ቤተክርስቲያን የበገና ድርደራ ህብረትን ነው ፤ እነሱም በቤተክርስቲያን አልባሳት እምር ድምቅ ብለው በገናቸውን ይዘው ተቀምጠው እናያቸዋለን።

ይህ በምስሉ ላይ የምንመለከተው እናቶች ወይም ሴቶች በጋራ እና በአንድነት በመሆን የተለያዩ የመቆፈሪያ መሳሪያዎችን በመጠቀም ሲቆፍሩ የሚያሳይ ምስል ነው ።

ይህ በምስሉ ላይ የምንመለከተው አረንጓዴ ዛፎች ወይም ደሞ ዘንባባዎች ያሉት ፤ የተለያዩ ሰዎች ይታያሉ ፤ አስፓልት ላይ እና የተለያዩ ፎቆች የሚታዩበት ቦታ ነው።

ይህ በምስሉ ላይ የምትመለከቱት ነጭና ጥቁር ቀለም ተጠቅሞ፤ በአማርኛ ቃል መግባትና መውጣት የሚል ጽሑፍን ተከትሎ አንዲት ማስታወሻ ማኪያቶ የያዘች ሲኒ ዉስጥ አንዲት ላባ እንደ ማንኪያነት ተጠቅሞ የሚያሳይ ምስል ነው።

ይህ በምስሉ ላይ የምትመለከቱት የላሊበላ ቤት-ክርስቲያን ሲሆን ኢትዮጵያ ዉስጥ ካሉ ቅርሶች አንዱ ሲሆን እና ወደታች አለትን በመሰንጠቅ የተሰራ ታሪካዊ ቅርሳችን ነው።

ይህ በምስሉ ላይ የምትመለከቱት ጌች ህትመትና ማስታወቂያ ስራን ነው። እንግዲህ ይህ ድርጅት የቁስ ማንጠንልጠያዎችን፣ የአንገት ጌጦችን እና የተለያዩ ነገሮችን በመስራት የሚታወቅ ድርጅት ነው።

ይህ በምስል የምትመለከቱት የኢትዮጵያ የገጠር አካባቢ የአኗኗር ሁኔታቸውን ያሳየናል ። ሶስት ቆርቆሮ ቤቶች በአጠገባቸው ደሞ የተለያዩ ጎጆ ቤቶችን አንመለከታለን እና ምን ያህል የኢትዮጵያ እንዴት እንደሆነ ያሳየናል።

ይህ በምስሉ ላይ የምንመለከተው ሁለት ሴት ልጆች እጃቸውን በተቃራኒ ተያይዘው እየተሽከረከሩ ይታያሉ። ሁለቱም የባህላዊ ልብስ ለብሰው እየተጫዎቱ ይገኛሉ። ከጎንም ብዙ ሰዎች ይታያሉ።

ይህ በምስሉ ላይ የምትመለከቱት አነስ የውሃ አካል ሲሆን፤ ዙሪያውን በለመለሙ እና አረንጋዴ በሆኑ ተክሎች ተሸፍኖ በተለያዩ ዛፎች ተከቦ የሚገኝ ለአይን ማራኪ የሆነ የውሃ አካል ነው ።

በምስሉ ላይ የምንመለከተዉ ሚጥሚጣ ተብሎ የሚታወቀውን የቃሪያ ተክል ነው ትንንሽ አረንጓዴ ቅጠሎች አሉት እንዲሁም ትናንሽ አረንጓዴ ቃራዎች ይታያሉ ፥ መካከል ደግሞ አንዱ ቀልቶ እናየዋለን ቀይ ሆኖ።

ይህ በምስሉ የምንመለከተው የማር ምርት ማከፋፈያ ቦታ ነው። እና ይህንን የማር ምርት በተለያዩ ቦታዎች በተለያዩ እቃዎች ተቀምጦ እንመለከታለን። ይህን የተቀመጠውም የተለያዩ ሰዎች እየመጡ እያዩ ሲገዙት እንመለከታለን።

ይህ በምስሉ ላይ የምትመለከቱት እግር አካባቢ የበቀሉ ፀጉሮችን እንዴት ማንሳት እንደምትችል የሚያሳይ ምስል ነው ።እና የተለያዩ ነገሮችን በመጠቀም እንዴት እንደምታነሳ ያሳየናል ።

ይህ በምስሉ ላይ የምትመለከቱት አነድ አስተማሪ የሚያስተምራቸውን ልጆች አርፍደው ሊሆን ይችላል አጥፍተው ሊሆን ይችላል በተለያዩ ምክኒያቶች በአርጩሜ እጅ አዘርግቶ ሲቀጣቼው እንመለከታለን።

በምስሉ ላይ የምትመለከቱት የኢትዮጵያ ባህላዊ ልብስ ለብሰው እየጨፈሩ፣ እያጨበጨቡ ፣ከበሮ እየመቱ፣ ማስንቆ እየመቱ የሚታዩ ስዎች እንመለከታለን ።እንዲሁም በእግራቸው አረንጓዴ የሆኑ ዛፎችን እንመለከታለን።

ይህ በምስሉ ላይ የምትመለከቱት በኢትዮጵያውያን ዘንድ የፈረንጅ ቃሪያ ተብሎ የሚታወቀው የቃሪያ አይነት ነው። በቀለሙ አረንጓዴ ቀለም ያለው ሲሆን ቅርፁ ደግሞ የክብነት ቅርፅ ያለው የቃሪያ አይነት ነው።

ይህ በምስሉ ላይ የምትመለከቱት ለምግብነት ከሚውሉ አረንጓዴ አትክልቶች አንዱ ነው። ቆስጣ በመባል የሚታወቅ ሲሆን ከዚህ ምስል ላይ በብዛት ተተክሎ በመሬት ላይ ሆኖ እናየዋለን።

በምስሉ ላይ ቫቲካ የተሰኘ በተፈጥሮ ከአረንጓዴ የወይራ ዘይት የሚዘጋጀውን ለፀጉራችን ልስላሴ እና እንክብካቤ የሚረዳን ፈሳሽ የፀጉር ቅባትን እንመለከታለን።

ይህ በምስሉ ላይ የምትመለከቱት እንግዲህ የአንድን ተማሪ ምስል ያሳየናል። ይች ተማሪ የደንብ ልብስ የለበሰች ሲሆን እንዲሁም ደግሞ ማየት የተሳናት መሆኑን ከምስሉ ማየት እንችላለን።

ይህ በምስሉ ላይ የምንመለከተው ቁምሳጥን ሲሆን እጅግ በጣም ትልቅ የሆነ ቁምሳጥን ነው። 8 ትላልቅ በሮችን 8 ትናንሽ በሮችንና ሌላ 8 ትናንሽ ሳጥኖችን ያሉት በጣም ትልቅ የሆነ ቁምሳጥን ነው።

የህ በምስሉ ላይ የምትመለከቱት ባህላዊ የኢትዮጵያ አስተራረስ ዘዴ ነው። እና አንድ በሬን እና አንድ በቅሎን ወይም ፈረስን በመጠቀም የሚያርሱ ሰዎች እንመለከታለን። ከፊትለፊት አንድ ህጻን እንድሁም ደግሞ ከኋላ አንድ ሰው እናያለን።

ይህ በምስሉ ላይ የምትመለከቱት የፍራፍሬዎች አለቃ ተብሎ የሚታወቀው በማጎ የተሰራ ማንጎ የተፈጥሮ ጁስ ነው። ይህም የተፈጥሮ ይዘቱን ጠብቆና ለአይን ማራኪ በሆነ አቀራረብ ቀርቦ እንመለከታለን።

ይህ በምስሉ ላይ የምትመለከቱት የተለያየ ቀለማት ካሏቸው ማለትም ቢጫ፥ ነጭ፥ ጥቁር፥ ቀይ እና የተለያዩ ቀለማቶችን በመጠቀም የተሰራ ጌጥ እንመለከታለን።

በምስሉ ላይ የምትመለከቱት እየደረሰ ያለ የበቆሎ ማሳ ነው ።በቆሎ ከተተከለ በኋላ በዚህ መልክ ይበቅላል። እንደምታዩት ቅጠሉ በጣም ረጃጅም እና አረንጓዴ የሆኑ ቅጠሎች ያሉት ሲሆን ለዓይን እጅግ ማራኪ ነው።

ይህ የምታዩት ምስል አንድ ሰው በተራራ አናት ላይ ወጥቶ ያለውን የተፈጥሮ አቀማመጥ አረንጓዴኘቱን ለምለምነቱን ተመልክቶ በደስታ እጆቹን ከፍ አድርጎ ደስታውን ሲገልጥ እንመለከታለን።

ምስል እንደሚታየው አንድ ቤተሰብን ያሳየናል እናትና አባት አሉ እንዲሁም ሦስተኛ የተወለዱ አናም አንድ በሆድ ውስጥ ያለ ህፃን ይታየናል። አንድሁም ሁሉም የኢትዮጵያን ባንድራ ልብስ ለብሰዋል።